የዶሮ እርባታ በአሁን ሰአት የተስፋፋ የሚገኛ አንዱ የግብርና ዘርፍ ሲሆን ይህም በአሁኑ ሰዓት የተለያዩ የዶሮ ዓይነቶችን ለገበያ በማቅረብ በኢትዮጵያ እየተስፋፋ ይገኛል።

አዴፓ በአሁን ሰዓት ላይ በአገልግሎት ላይ የሚገኝ የፖለቲካ ፓርቲ ሲሆን በአሁን አገልግሎት ላይ የሚገኝ ለህዝቡም ሲል በተለያዩ አገልግሎቶች ላይ በምርጫዎች በመሳተፍ በሂደት ላይ የሚገኝ ፓርቲ ነው።

ጣይቱ መናፈሻ በባህርዳር ከተማ በጣና ላይ የሚገኝ ልዩ ቦታ ሲሆን፤ ይህም ጣናን ከነሙሉ አቅሙ ለማየት የሚያገለግል ልዩ የሆነ ቦታ ነዉ። እና ይሂዱ እና ይጎብኙ!

ብዕር የምንለው ይህ የጽህፈት መሳሪያ ሲሆን የተለያዩ ጽሑፎችን ለመጻፊያነት እንድሁም በቀድሞ ጊዜ አበው ይጠቀሙበት የነበረ ልዩ የጽሑፍ መሳሪያ ወይም የጽህፈት መሳሪያ አገልግሎት ላይ የሚውል እቃ ነው።

ኮምፒዩተር ይህ በቢሮ እቃነት ከሚታወቁ እቃዎች የሚመደብ ሲሆን ይህም መረጃዎችን ለመያዝ የሚያገለግል የኤሌክትሮኒክስ መሳሪያ እና በአገልግሎት ላይ ያለ እቃ ነዉ።

ቁምጣ ልዩ በሆኑ አሰራሮች በተለያዩ የልብስ ስፌቶች የሚሠራ ሲሆን፤ ይህም በሰዎች ተደራሽ በመሆን እና የተለያዩ የልብስ ሂደቶችን በማለፍ የሚሠራ የልብስ ዓይነት ነው።

ሩጫ፦ ይህ ሩጫ የምንለው በተለያዩ ርቀቶች የሚዘጋጅ የስፖርት አይነት ሲሆን ይህም ኢትዮጵያ በዚህ ዘርፍ ታዋቂ ናት። በተለይም በማራቶንና ረጂም ርቀት 10 ሽህ ሜትር በጣም የታወቀች ሀገር ናት።

አንበሳ በጣም ታዋቂ የሆነ የዱር እንስሳ ሲሆን ይህም የጫካው ንጉስ በመባል ይጠቀሳል በጣም በግርማ ሞገስነቱ በአስፈሪነቱ የሚጠቀስ እንስሳ ሲሆን ይህም የጫካው ንጉስ ያስባለውም ደግሞ ልባምነቱ ነው ።

የበአል አከባበራችን በልዩ ሁኔታ የባህል መገለጫችን ሲሆን ይህም በተለያዩ በሀገራችን ክፍሎችም የተለያየ የባህል አከባበር ሲኖር ይህ ልዩ መገለጫችን ነው። ከሌላው አለምም ለየት የሚያደርገን ነው።

ዳማ ከሴ ይህ የ ባህላዊ ሕክምና ከሚሰጥባቸው አንዱ ሲሆን፤ ይህም አብዛኛውን ጊዜ ሰዎች ጉንፋን ይዛችሁ የሚጠቀሙበት የቅጠል ዓይነት ነውና። ይህ ለኢትዮጵያውያን ልዩ ቦታ ይሰጠዋል።

የስልክ ቀፎ በአለም ላይ ከሚታወቁ የኤሌክትሮኒክስ እቃዎች መካከል የሚጠቀስ ሲሆን ይህም የሰዎች በዋናነት የመግባቢያ መሳሪያ ሆኖ እየተጠቀምንበት እንገኛለን። እና በአሁኑ ሰዓትም ነዉ።

ጉና ተራራ በደብረ ታቦር መናገሻውን ያደረገው ይህ ተራራ በጣም ተወዳጅ እና ጥቅጥቅ ጫካዎችን የያዘ ልዩ መንፈስ አዳሽ የሆነ ቦታ ነው ። እና ሰዎች ይህ ቦታ ልዩ ነው ብለው ያስባሉ ።

የለውዝ ቅቤ በጣም ተወዳጅ እና አብዛኛውን ጊዜ ደግሞ በተለያዩ ዩኒቨርስቲዎች በጣም በተማሪዎች አስፈላጊ ነው ተብሎ ከሚጠበቁ እቃዎች መካከል የሚጠቀስ ሲሆን ይህም በሱፐር ማርኬቶች በተለያየ በእሽግ አይነት አምራች ድርጅቶች።

ወረቀት ለፅህፈት መሳሪያ የምንጠቀመው ልዩ የሆነ የፅሁፍ መሳሪያ መጠቀሚያ መገልገያ ሲሆን ይህም በሀገራችን የተለመደ እና የሚታወቅ የፅህፈት እንዲሁም በአለም ላይ ታዋቂነትን ያተረፈ ከእንጨት የሚሰራ ልዩ መፃፍያ ነው ።

ጎመን በጤና ጎመን በኢትዮጵያውያን ዘንድ ልዩ ክብር የሚሰጠው የምግብ አይነት ሲሆን አብዛኛውን በኢትዮጵያ ህዝብ የታወቀ እና የተለመደ የምግብ ዓይነት ነው :: እና ይሄም የተለያዩ የጤና ጥቅሞች ያሉ ሲሆን ተፈጥሮዊነቱን ሰዎች ይወዱታል ::

የተለያዩ የታሸጉ የፍራፍሬ ጭማቂዎችበተለያዩ የሱፐር ማርኬት ምርቶች የሚሸጥ ሲሆን አብዛኛዉን ጊዜ የማንጎ እና የብርቱካን ጭማቂዎች ደግሞ ተወዳጅነትን ያተረፉ ናቸዉ።

የባቡር መሠረት ልማት በሀገራችን በአሁን ደረጃ ትንሽ ትንሽ ለውጦች እየታዩበት ያለ የመሠረተ ልማት ዘርፍ ሲሆን ይህም ሰዎችን ከአንድ ቦታ ወደተለያየ ቦታ ለማጓጓዝ እና አስተማማኝ የሆነ ፈጣን መንገድን ለመዘርጋት እየታሰበ ነው።

የአማራ ልማት ማህበር ይህ የራሱ የሆነ የልማት ሁኔታ የሚገልጹ አርማ የያዘ ሲሆን በተለይም ከልማት ስራ ጋር ተያያዥ ነገሮችን በማንሳት የሚያገለግለን ድርጅት ነው።

ኢሀዲግ:- ይህ የፖለቲካ ፓርቲ ሲሆን በቀድሞ ጊዜ የነበረ እና በስልጣን ላይ የነበረ የፖለቲካ ፓርቲ ነዉ። ይህም ለተወሰኑ ዓመታት በስልጣን ላይ የቆየ ሲሆን አሁን ሰዓት ላይ ግን ላይ የለም። እና በአንድ ተዋቅሮ በብልፅግና ዉስጥ ይገኛል።

ማጨስ ክልክል ነዉ! ይህ የሲጋራን አፀያፊነት ለመግለፅ ታስቦ የተሰራ የፅሁፍ አይነት ሲሆን ይህም ሰዎች በማጨስ እንዳይጎዱ እና እንዳያጨሱ ለማድረግ የተሰራ አርማ ነዉ።

የጀጎል ግንብ በሀገራችን በታዋቂነቱ ከሚጠቀሱ የውብ የሆኑ የስነ ህንፃ አሰራር መካከል የሚጠቀስ ሲሆን ይህም በሐረር ከተማ መናገሻውን ያደረገው ይህ ህንፃ ብዙ በሮች አሉት ::

ጅብ ይህ ዝም ብሎ ቦቅቧቃ ልባም ያልሆነ የዱር እንስሳ ሲሆን ይህ አብዛኛውን ጊዜ ከሰባት የፈረስ ጉልበት ጋር ይወዳደራል ይባላል። ግን ልበቢስ ነው። ልብ ከሌለ ደግሞ ጉልበት ምንም አይሰራም!! ነው የሚባለው።

የቅዱስ ጊዮርጊስ እግር ኳስ ክለብ የራሱ የሆነ አርማ ያለው ሲሆን ይህም በጣም በኢትዮጵያ ከሚታወቁ የእግር ኳስ ክለቦች መካከል የሚጠቀስ እና የራሱ የሆነ ቀለም ያለው ማልያ አለው ።

ጠጅ በኢትዮጵያውያን ዘንድ ልዩ ቦታ ከሚሰጣቸው መጠጦች መካከል የሚጠቀስ ሲሆን፤ ይህ ጠጅ ብለን የምንጠራው አብዛኛውን ጊዜ ከማር ይሰራል። እና በጣም እንዲሁ ጣፋጭና ሰዎች አባቶቻችን የሚጠጡት መጠጥ ነው።

የመከላከያ ሰራውት በአብዛኛው በኢትዮጵያችን ዳር ድንበርን በማስጠበቅ የተለያዩ ቦታወችን፣ መንግስታዊ የሆኑ ተቋሞቹን፣ በመጠበቅ የሚታወቀው ለህዝቡ ሰላም የቆመ ነው።

የልብስ ማጠቢያ ማሽን። ይህ አብዛኛውን ጊዜ በሀገራችን አሁን አሁን እየተለመደ የመጣ የማሽን አይነት ሲሆን ሰዎች ልብሳቸውን ለማጠብ እየተጠቀሙበት ይገኛሉ። በሀገራችንም እየተስፋፋ እየመጣ ነው።

የኢትዮጵያ እግር ኳስ ፌዴሬሽን የራሱ የሆነ አርማ ያለው ሲሆን ይህም ስለ እግር ኳሱ ለማስተዋወቅ እና እግር ኳሱን ይወክላሉ በተባሉ ነገሮች የተሰየመ ነው።

ቢራ በኢትዮጵያውያን ዘንድ ልዩ ባይባልም የተወሰነ ክብር የሚሰጠው ይህ የመጠጥ አይነት በገብስ የሚሰራና ለሁሉም ተደራሽ እየተደረገ ያለ የመጠጥ ነው ።ይህም አምራቾችም ስፍር ቁጥር የሌላቸው እየሆኑ መጥተዋል።

የሸዋ ማህበረሰብ በኢትዮጵያ ከሚገኙ የማኅበረሰብ ክፍሎች ተጠቃሽ የሆነ ሲሆን ፤ ይህ ማህበረሰብ ልዩ የሆነ የአመጋገብ ፣ የ አለባበስ ፣ የ አነጋገር እንዲሁም የራሱ የሆነ ሥርዓቶች አሉት።

ከተራ ይህ ከተራ የምንለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ-ክርስቲያን የጥምቀት በዓልን ስታከብር የመጀመሪያው ታቦታቱ ሄደው የመጠመቂያ ቦታ የሚጠብቁበት ወይም የሚቆዩበት ቦታ ነው።

የቲቪ ማስቀመጫ ይህ የማስጌጫ አይነት በቤት ውስጥ በሳሎን አድርገን የምንጠቀመውና የቲቪን በልዩ ቦታ ለማስቀመጥና ቤቱን ውብ አድርጎ ሳሎናችንን አድርጎ ለማሳየት የሚያገለግል ::

አጼ ቴዎድሮስ በኢትዮጵያ ልዩ ትልቅ ታሪክን ከሰሩ አባቶች ማካከል መሪወች መካከል የሚጠቀሱ ሲሆኑ እኒህም በንግሊዝ ኢትዪጵያ ቅኝ ግዛት እንዳትወድቅ ካረጉ ታላቅ መሪ ማካከል ይጠቀሳሉ።

ኮካኮላ:-ኮካኮላ በጣም ድንቅ የሆነ የመጠጥ አይነት ሲሆን, ይህ ከአልኮል ነጻ የመጠጥ አይነት የተሰራበት ፎርሙላ እስካሁን ድረስ ያልታወቀ እና በድብቅ የተያዘ ሚስጥር ነው።

የመኝታ መሰረታዊ አገልግሎት በተለያዩ የሀገራችን ዩኒቨርስቲዎች የሚሰጥ አገልግሎት ሲሆን ፤ ይህም የአልጋ አገልግሎት ሰዎች እንዲያገኙና ፤ ተማሪዎች እንዲማሩ ብላ ሃገራችን የምታደርገው ድጋፍ ነው።

አብን በኢትዮጵያ ከሚታወቁ የፖለቲካ ፓርቲዎች መካከል የሚጠቀስ ሲሆን ይህም ለአማራ ክልል ህልውና የቆመ ታጋይ የሆነ የፖለቲካ ፓርቲ ነው:: ይህም በአሁኑ ሰዓት ላይ ለምርጫ እየተዘጋጀ ይገኛል::

የመስቀል በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልዩ ቦታ ከሚሰጣቸው የአደባባይ ክብረ በዓላት መካከል የሚጠቀስ ሲሆን፤ ይህ በዓል በተለያዩ በሀገራችን ክፍሎች በምዕመናን ዘንድ የሚከበር ልዩ የሆነ የባዕላዊ

ቀጭኔ ይህች ልዩ የሆነች የዱር እንስሳት ስትሆን በጣም በሚያምር ውብ ቀለሟ እና በአንገተ መለሎነቷ ልዩ ተፈጥሮ አላት። ረጅም ከሚባሉ የዱር እንሰሳት አይነቶች ዋነኝነት የምትጠቀስ አንጋፋ የዱር እንስሳት ናት።

ፋሲለደስ በጣም ታዋቂ ከሆኑ የሃገራችን የሥነ ሕንፃ ግንባታ መካከል የሚጠቀስ ሲሆን ፤ ይህ ቦታ በጣም ተወዳጅና ታዋቂ ከሆኑ የቱሪዝም መስህቦች መካከል ይጠቀሳል ። እና የተሰራው በዐፄ ፋሲል ነው።

የጎጃም ማህበረሰብ ልዩ ልዩ ባህሎች፤ ወጎች እንዲሁም በኦርቶዶክስ ሀይማኖትነቱ የሚታወቅ ልዩ የሆነ ማህበረሰብ ነው። ይህ ማህበረሰብ የራሱ የሆነ ብዙ መገለጫዎች አሉት ።

ስነ ከዋክብት ቆጠራ ይህ የትምህርት ዓይነት ኢትዮጵያዊያን አባቶች ልዩ ቦታ የሚሰጣቸው የትምህርት ቦታዎች ዋና የነበረ እና በአሁኑ ጊዜ ግን እየተመናመነ ያለ የትምህርት ዘርፍ ነው።

የበግ እርባታ ፦ ይህ በሀገራችን እየታወቀ የመጣ የግብርና አይነት ሲሆን ይህም የተለያዩ በጎችን ለስጋ መብል እንዲበቁ በማድረግ የማርባት ሂደት ነው ። ይህም የተለያዩ አነስተኛና ጥቃቅን ሰዎች በመደራጀት በበግ እርባታ ላይ ተሰማርተዋል ።

አፄ ምኒልክ ይህ ታላቅ መሪ መሪ አባት እንዲሁም ታዋቂ ሰው በኢትዮጵያዊያን ዘንድ ትልቅ ክብር የሚሰጠውን የአድዋን ታሪክ የሰራ ታላቅ ጀግና ነው።

የእህል ምርቶች እኝህ የእህል ምርቶች የምንላቸው በሀገራችን የሚታወቁ የተለያዩ የተለያዩ የግብርና ምርቶች የሚጠቀሱ ሲሆን ይህም የተለያዩ የምግብ እህሎችን በማምረት ለሰው ተደራሽ የምናደርግበት ሂደት ነው።

ጎጆ ቤት በኢትዮጵያውያን በልዩ ሁኔታ ከሚሰሩ የቤት አሰራሮች መካከል የሚጠቀስ ሲሆን አብዛኛውን ጊዜ በገጠራማ አካባቢዎች የተለመደ እና የሚሰራውም ከእንጨት እና ከሳር ሲሆን አሁን አሁን በቆርቆሮ እየተጀመረ ነው ።

ቻርጀር ይህ በአሁኑ ሰአት አገልግሎት ላይ የሚገኝ የኤሌክትሮኒክስ መሳሪያ ሲሆን የተለያዩ ስልኮችን ቻርጅ ለማድረግ የምንጠቀምበትና ሃይልን ለመሙላት የምንጠቀምበት የኤሌክትሮኒክስ መሳሪያ ነው።

ሾላ በጣም ተወዳጅና በጣም ሰፊ ከሆኑ ሰዎች መሰብሰቢያ ቦታ ከሚጠቀሱ የእጽዋት አይነት መካከል ሲሆን ይህም ብዙ ሰዎችን በመሰብሰብ እና ሽማግሌዎች ለማስተረቂያ የሚጠቀሙበት የእጽዋት አይነት ነው።

የቡና መፍጫ ማሽን ይህ ማሽን በሀገራችን ለተለያዩ ላይ እየዋለ የሚገኝ ቡና መፍጫን የምንጠቀምበት ማሽን ይህም አሁን ላይ አገልግሎት የሰጠ ይገኛል። ለማድቀቅና ተደራሽ የተቆላ ቡናን ምጅለመፍጨት የሚያገለግል ነው።

ዶሮ ወጥ በጣም ጣፋጭ እና ውብ የሆነ የምግብ አይነት ሲሆን ፤ ይህም በአመት በአልና በተለያዩ ዝግጅት ላይ በመሠራት የምንመገበው ልዩ የሆነ የእናቶቻችንን የሙያ ጥግ የምናይበት የምግብ አይነት ነው።

ጎፈሬ ምንለው ይህ የፀጉር አሠራር በተለይ በድሮ አባቶቻችን ጀግኖቻችን ጊዜ የፀጉር ዓይነት ሲሆን ፤ ይህም ያልተቆረጠ እንዲሁ ተጠበረ የፀጉር ዓይነት የሚያሳይ ነው።

ቄጤማ ይህ በኢትዮጵያዉያን ዘንድ ልዩ ክብር ከሚሰጣቸው የቤት ውስጥ ማስጌጫዎች መካከል የሚጠቀስ ሲሆን ለተለያዩ በአላት እንዲሁም የተለያዩ ዝግጅቶች ላይ የምንጠቀምበት በቤት ውስጥ የምንጓዘጉዘው የሳር አይነት ነው ።

የኢትዮጵያ መድኅን ድርጅት ይህ የመድን ድርጅት ለሰዎች የመድን አገልግሎት በመስጠት የሚታወቅ ሲሆን ይህም የራሱ አርማ ያለው የመድኅን ድርጅት ነው ። እና ለብዙ ሰዎች ንብረት ዋስትና ይሰጣል ።

ከጠጡ አይንዱ ይህ ማስታወቂያ አብዛኛውን ጊዜ ለ ተሽከርካሪዎች የሚሰጥ ሲሆን ይህም በሰው ልጆች ህይወት ላይና በንብረት ላይ አደጋ እንዳይደርስ ታስቦ የሚሰራ የማስታወቂያ አይነት ነው።

የፀጉር መቁረጫ ማሽን ፦ ይህ ፀጉርን ለማስተካከል የምንጠቀምበት የማሽን አይነት ሲሆን ይህም ሰዎችን በተለያየ አይነት የፀጉር አቆራረጥ ለመቁረጥ የሚያገለግል የማሽን አይነት ነው ።

ጆሮ ጌጥ ይህ በጆሮ ላይ የሚደረግ ልዩ የሆነ የጌጥ ዓይነት ሲሆን ፤ ይህም በአሁኑ ጊዜ የተለመደና በአገልግሎት ላይ የዋለ የጌጥ አይነት ነው። በአሁኑ ጊዜ እየተጠቀምንበት ነው። ሴቶቻችን ውብ ለመሆንም እየተጠቀሙበት ነው ከተለያየ ነገርም ሊሰራ ይችላል።

ከአድማስ ባሻገር ይህ መፅሀፍ በኢትዮጵያውያን ዘንድ ልዩ ክብር ከሚሰጣቸው የስነ ፅሁፍ አይነቶች መካከል የሚጠቀስ ሲሆን ይህ መጽሐፍ በብዙዎች ዘንድ ተወዳጅነትን አትርፏል ። እንዲሁም ተቀባይነትን አግኝቷል ።

አውሮፕላን ይህ ደግሞ ከፍ ብሎ የመብረርን ሁኔታ ሰዎች ከአንድ ቦታ ወደ ሌላ ቦታ ረጃጅም ርቀቶችን እንዲሁም አጭር ርቀቶችን ለመጓጓዝ ታስቦ የሚሰራ ልዩ የሆነ ሰው ሰራሽ መጓጓዣ መንገድ ነው ።

ቦብ ማርሌ በአለማችን ላይ ከሚታወቁ በሬጌ ሙዚቃ ታዋቂነትን ካተረፉ የኢትዮጵያውያን ውስጥ ደግሞ ሻሸመኔ ዘንድ ተቀባይነትን ያገኘ ልዩ የሙዚቃ አቀንቃኝ ነው።

ቅዱስ ያሬድ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልዩ ቦታ ከሚሰጣቸው ድንቅ አባቶች መካከል የሚጠቀስ ሲሆን ይህ የዜማ ጥግ የታየበት እና በሦስቱ ዜማዎች በግዕዝ ፣እራራይ እና ዕዝል የአዜመ ድንቅ አባት ነው።

የጥርስ ብሩሽ በሱፐርማርኬት ከሚሸጡ መካከል አንዱ ሲሆን ይህም የሰዎችን ጥርስ ለማጽዳትና ሰዎች ጥርሳቸው ነጭ ሆኖ ወይም ውብ ሆኖ እንዲታዩ ከሚያደርጋቸው እቃዎች መካከል አንዱ ነው ።

አዲስ አበባ ልዩ ከሆኑ ለቱሪዝም መስህብነት ከሚታወቁ ቦታዎች መካከል የምትጠቀስ ሲሆን ይቺ ከተማ በሀገራችን ኢትዮጵያን ወክላ በዋና መዲናነት የተቀመጠች የሀገራችን ልዩ የሆነች ቦታ ናት ።

እንሶስላ በጣም ልዩ ቀለምን ከሚያላብሱ ፤ እህቶቻችን፥ እናቶቻችን ከሚጠቀሙት የመዋቢያ እቃዎች መካከል የሚጠቀስ ሲሆን ይህም በአብዛሀኛው ገጠር አካባቢ የተለመደ ነው።